ጌጣጌጥ አብዛኛው ሰው ለመዋብ ፣አምሮ ለመገኘት፣ የተሻለ ሰው ሆኖ ለመገኘት የሚጠቀምበት የጌጣጌጥ አይነት አንዱ እንደ እጅ ሀብሎች፣ እንደ ብራዘሌት አይነት ነገሮች አሉ። እነሱን እንደ መዋቢያ አድርገን እንጠቀምባቸዋለን።

ጥበብ ምንላቸው ያው ከተፈጥሮ ሲሰጡ ያው ለምሳሌ መሳል ሊሆን ይችላል ጥበብ ብለን እንጠራዋለን። ኳስ መጫወት ጥበብ ብለን ልንጠራው እንችላለን ። ባህል ደግሞ ያው የአገራችን እንደ ባህል ...

ሀይማኖት ፦ ሀይማኖት ማለት አንድ የእምነት ተቋም ነው ። ሀይማኖት ብዙ ሀይማኖቶች አሉ ኦርቶዶክስ ፣ ሙስሊም ፣ ፕሮቴስታንት እንዲሁም ሌሎች ሌሎችም አሉ እነሱን ሃይማኖት ብለን እንገልፃቸዋለን ።

ሙዚቃ ፦ሙዚቃ ማለት ያው ስሜታችንን የምንገልጽበት፣ ሲደብርን የምንደሰትበት፣ ስለሆነ ነገር ሀሳባችንን የምንገልጽበት፣ ሲደብረን ራሳችንን በጣም ለማስደሰት የምንጠቀምበት ነገር ነው። ሙዚቃ ማለት በጣም ደስ የሚል ነገር ነው።

ማስታወቂያ ፦ማስታወቂያ ያው የራሳችንን የስራ ሂደት የምናስተዋውቅበት አገራችን የሚሆናል ብዙ ነገሮችን ምናስተዋውቅበት ዘርፍ ነው። ማስታወቂያ የምንለው የምናስተወቅበት ድርጅታችንን መስሪያ ቤታችን ማስተዋውቅበት ነው።

ተፈጥሮ እና አካባቢዋ ማለት ያው ተፈጥሮ ምንለው ስንፈጠር የተገኘ ነገር ብናደርገው ሊቀየር የማይችል ነገር ተፈጥሮ ብለን እናስባለን ፤ አካባቢ ማለት ደግሞ የምንሆንበት አካባቢ ለምሳሌ የምናወራው ሊሆን ይችላል። የተለያዩ ነገሮች አካባቢ ብለን እንጠራቸዋለን።

ህግ አስከባሪ፦ ህግ አስከባሪ አንድ ወንጀል ሲሰራ ፣መጥፎ ነገር ሲሰራ የምናገኛቸው ህግ አስከባሪ ናቸው። ህግ አስከባሪ ማለት ተቆጣጣሪ እንደማለት ነው።

ሃይማኖት፦ አንዱን ሐይማኖት ስንወስድ ኦርቶዶክስን መውሰድ እንችላለን። በኦርቶዶክስ እምነት ተከታዮች አብዛኛውን ሰአት ጾም ጸሎት በደንብ ይይዛሉ በእግዚአብሔር ቃል መሠረት ብዙ የጾም ጊዜዎች አሉ ብዙም የንስሐ ጊዜዎች አሉ።

ፖለቲካ የው እንደሀገራችን የው ፓለቲካ አስፈላጊ ነገር ነው ። የው ፖለቲካ ማለት እንደምናያቸው እንደነ ብልፅግና እንደ ኢሃዲግ እንደነ አብን እንደነ ብዙ ነው ፖለቲከኞች ያህል ነው ።

ቡና ቤቶችና ምግብ ቤቶች ያው ራሳችንን ለማነቃቃት፤ ከድብርት ለማውጣት የመጠቀምበት ዘዴ ነው። ምግብ ቤቶች አሉ። እነሱን ለማህበረሰቡ ለማቅረብ የምናደርጋቸው ነገሮች ናቸው።

ንግድ እና ግብይት ማለት ንግድ ማለት ራሳችንን የምንለዉጥበት ዛሬ ሰርተን የሆነ እቃ ገዝተን የምንሸጥበት አይነት ነገር ንግድ ይባላል። ግብይት ደግሞ ሰዉየው መጦ ሲገዛን የምናደርገው ነገር ነው።

የቤት እና የዱር እንስሳት ያው የዱር እንስሳት እንደነ አንበሳ እንደ ነብር እንደነ አቦሸማኔ እንደዝሆን አይነት ነገሮች የቤት የምንላቸው ደግሞ እንደ ድመት እንደዉሻ እኚህ የቤት እና የዱር እንስሳ እንላቸዋለን::

ፋሽን ፋሽን ያው አዲስ ከአዲስ በየዕለቱ የሚመጣ እንደ ልብስ አይነት ሊሆን ይችላል አዳዲስ ነገሮች ሲመጡ እነዚያን የምንከተልበት አይነት ነገሮች አዲስ ማለት አዲስ ነገርን እንደ ማለት ነው::

እፅዋት፦ እፅዋት ያው የተለያዩ እፅዋቶች አሉ እንደ ዛፍ፣ እንደ ዝግባ፣ እንዲሁም እንደተለያዩ ዋርካ አይነቶች ያው እፅዋት ብለን እንጠራቸዋለንኴ፤ እንዲሁም እንደ ግራር እንዲሁም እንደ ዋርካ አይነት ነገሮችን እፅዋት ብለን እንጠራቸዋለን።

ስራ አንድ ሰው የሚሰራው አይነት ህይወቱን ለማስተዳደር የሚያደርገው አይነት ስራ እንለዋለን። ለምሳሌ እንደነ ንግድ እንደ ቢሮ ስራ የመንግስት ሰራተኛ እሱን ስራ ብለን እንጠረዋለን ማለት ነው።